በታዋቂ መሬት እና የአባቶች በሚል ርዕስ የተቀመጠን ፎቶግራፍ የሚያሳይ አንድ እናት የሙዚቃ መሳሪያ ተጠቅማ አምላኳን ስታመሰግን እና ስትዘመር ነዉ የሚያሳየን እና አምላክን ማመስግን እንዳለብን ነዉ የሚያሳየን።

ቤተሰብ እና ማህበረስብ በሚል ርእስ የተቀመጠው ፎትግራፍ የሚያሳየው ደግሞ ባህላዊ ገቢያን ነው። በተለምዶ ጉልት ተብሎ ይጠራል። እና ስለጤና አዌርነስ ለመፍጠር

ማስታወቂያ ምርትን፣ አገልግሎትን ወይም ሐሳብን ለተወሰነ ታዳሚ ለማስተዋወቅ የሚደረግ የሚከፈልበት የግንኙነት ዘዴ ነው።